ከላይ በምስሉ የምንመለከተው ከጊዜ ወደ ጊዜ እጅግ እያደገች የመጣችው የኢትዮጵያ መዲና የሆነችው የአዲ አበባ ከተማ ሲሆን እነዚህም በከተማዋ ላይ የተለያዩ ህንፃዎች እየተገነቡ እንደሚገኙ እንደሆነ የሚያሳይ ምስል ነው።

ከላይ በምስሉ ላይ የምንመለከታቸው የአትክልት አይነቶች ብዙውን ጊዜ በሰዎች ቤት ውስጥ አትክልትን ለማሳመር እንዲሁም ደግሞ የገቢ ውበት ለመጨመር ከሚተከሱ የአትክልት አይነቶች ውስጥ አንዱ ሲሆን፤ እላዩ ላይም የሚያማምሩ ትናንሽ አበቦች ይበቅላሉ።

የምንመለከተው ከቤት ውስጥ መገልገያ ቁሳቁሶች ውስጥ አንድ የሆነው ነገሮችን እቃዎችን ወረቀትም ሌሎች ቁሳቁሶችን ለመቁረጥ መጠቀምበት የመሳርያ አይነት ሲሆን የዚህም መሳሪያ ስም መቀስ ይባላል

ከላይ በምስሉ ላይ የምንመለከተው የውበት መጠበቂያ ምርቶች ውስጥ አንዱ የሆነው የሰውነት ሎሽን ሲሆን፤ ይህም ሰውነትን ወዝ እንዲኖረው እና የተሻለ ውበት እንድንጎናፀፍ የሚያደርገን ምርት ነው።

ከላይ በምስሉ ላይ የምንመለከተው ለመወጣጫ ወይም ደግሞ ፎቅ ቤቶች በሚሰሩበት ጊዜ በተለያየ ዲዛይን የሚሰራው የደረጃ አይነት ሲሆን እዚህ በምስሉ ላይ የምንመለከተው የደረጃ አይነት ከእንጨት የተሰራ ለየት ያለ ቅርጽን የያዘ ይህም ለየት ማለቱ ዉበትን ያጎናጸፈው የደረጃ አይነት ነው።

ከላይ በምስሉ ላይ የምንመለከተው የአንድ ሰዓትን የሚያሳይ ምስል ሲሆን፤ እዚ ምስል ላይም እንደምንመለከተው ሰአትን ደቂቃ እንዲሁም ሰከንድን የሚያመላክቱ መጠቆሚያዎች ያሉበት ተለቅ ያለ የግድግዳ ሰዓትን እንመለከታለን።

ካሌብ በምስሉ ላይ የምንመለከተው የተለያዩ እህል መሰል ጭነቶችን ከኋላ ጭኖ እየሄደ ያለ መኪና ይህም መኪና በመጠኑ ትልቅ ያልሆነ ነገር ግን እቃዎችን ከቦታው ቦታ ለማንቀሳቀስ የሚረዳ የመኪና አይነት ነው።

ከላይ በምስሉ ላይ የምንመለከተው በተለይ ቀደም ባለው ጊዜ በኢትዮጵያውያን ዘንድ የተለመደው የእጅ ወፍጮውን የምታሳይ የአንድ አሻንጉሊት ስትሆን በፊት የነበረውን ለማሳየት የተሰራ ሀውልት ነው።

የምንመለከተው በሀገራችን የብዙ ሰዎች የቤት ፍላጎትን ለመቀነስና የቤት ፍላጎቶችን ለማዳረስ በአንድ ቦታ ላይ በርካታ ቤቶችን አንድ ላይ የሚሰራበት መንገድ ሲሆን ይህም ኮንዶሚኒየም ወይም አፓርታማ ነው

ከላይ በምስሉ ላይ የምንመለከተው በሀገራችን ብሎም በጣና ሐይቃችን ላይ የሚዛፈው የእምቦጭ አረብ ሲሆን ይህ አረም የሆኑ መጠን በጣም በመቀነስ ላይ እንደሚገኝ ጥናቶች ያሳያሉ።

ከላይ በምስሉ ላይ የምንመለከተው የአንድ መካከለኛ ወይም ደሞ ከፍተኛ ደረጃ ትምህርት ቤት ሲሆን ከሱ በተጨማሪ ተማሪዎች የእረፍት ሰአት በሚመስል ሁኔታ አንድ ላይ ተሰብስበው እየተጫወቱ መመልከት እንችላለን።

ከላይ በምስሉ የምንመለከተው በተለይም በኮንሶ አካባቢ በጣም ታዋቂ የሆነው መንገዶች አንዱ የሆነው የ እርከን አሰራር ዘዴ ሲሆን ዘዴዎች በመጣበት ጊዜ እንዲሁም ደግሞ ከተለያዩ የአፈር መሸርሸር ችግሮች መሬታችን ይጋለጥ የሚከላከልን የዘይት ነው

ከላይ በምስሉ ላይ የምንመለከተው የኢትዮጵያ እና የቱርክ አርማ ሲሆን ይህም የሚያሳየው የኢትዮ ቱርክ ግንኙነትና አንድ ላይ ምን ያክል ለመስራት እንዳሰቡ የሚያሳይ ፎቶግራፍ ነው።

ከላይ በምስሉ ላይ የምናየው አርማ ወይም ሎጎ የኢትዮጵያ ንግድ ባንክ በስልክ መተግበርያ የምንጠቀምበት የሲቢኢ ብር አገልግሎት መስጫ ሲሆን ይህም ሰዎች በቀላሉ ስልካቸው ላይ የተለያዩ ግብይቶች ለመፈጸም የሚረዳ አገልግሎት መስጫ መሳሪያ ነው።

ከላይ በምስሉ ላይ የምንመለከተው አንድ በረሃማ እና ሳራማ በሆነ በሀገራችን ክፍል ውስጥ ሁለት ሴቶች ጀርባቸውን ለካሜራው ሰጥተው ቆመው እናገኛለን። እነዚህም ሴቶች አንደኛዋ ልጇን በጀርባ ያቀፈች ሲሆን ደግሞ እንስራን በጀርባ አዝላ እናያለን።

ከላይ በምስሉ ላይ የምንመለከተው ለእይታ እጅግ በጣው ውብ የሆነ የሪዞርት ምስል ሆቴል ሲሆን በዚህም ምስል ላይ እንደምንመለከተው ሰፋ ያለ ቦታን የያዘ የመዋኛ ገንዳ እንዲሁም ደግሞ ከዋና ሰዎች ሲመለሱ የሚቀመጡባቸውን መቀመጫዎች እናያለን።

ከላይ በምስሉ ላይ የምንመለከተው በተለያዩ የቀጠራማ አካባቢዎች ላይ ንፁህ ውሃ ተደራሽነት ስለሌለ ሰዎች በአካባቢዎቸው ከሚገኙ ወንዞች እንዲሁም፤ የተለያዩ ውሃ ማግኛ ቦታዎች ላይ በመሄድ እጀርቧቸው በጀሪካን ተሸክመው ወደ ቤታቸው ሲያመላልሱ እናያለን።

ከላይ በምሱ ላይ የሚንመለከተው በባህላይ መልኩር ሲፈላ ያለው አቀራረብ ሲሆን ይህም ረከቦስ ላይ ብዙ ሲኖች ተደር ድረው ከዛን በተጨማሪ እጣን እየተጨሰ በጀበና የሚፈላ ቡና ስነ ስራትን ያሳያል

ከላይ በምስሉ ላይ የምንመለከታት የኢትዮ ቴሌኮም ዋና ስራ አስኪያጅ የሆነችው ወይዘሪት ፍሬወት ታምሩ ሲሆን፤ ይቺም ሴት በምስሉ ላይ እንደምንመለከተው የፎር ጂ አገልግሎት ማስጀመርን ለህዝቡ እያሳወቀች ትገኛለች።

ከላይ በምስሉ ላይ የምንመለከተው ከአባይ ፏፏቴ ወይም ደግሞ ጭስ አባይ ፏፏቴ ስር ሁለት ጓደኛሞች የሚመስሉ ሴቶች አንድ ላይ ሁነው ፎቶ እየተነሱ ሲሆን ከጀርባም ያለው እይታ በጣም ውብ ነው።

ምስሉ ላይ የምንመለከተው የአዲስ አበባ ልማት ቤቶች ኮርፖሬሽን አርማ ሲሆን በዚህ አርማ ላይ ቤት መሰል መስመርና በተጨማሪም ቤት የሚመስሉ የተገጣጠሙ መስመሮች ይገኙበታል።

ከላይ በምሱል ላይ የሚንመለከተው በአብዛኛው የሀበሻ ቤት ውስጥ የማይጠፉት የማጨሻ አይነቶች ሲሆኑ እነዚህም የጭስ ማጨሻዎች እጣንን ለቤት ጠረን የአሪፍ ሽታ እንዲሰጡ የሚንጠቀምቧቸው የማጨሻ አይነቶች ናቸው።

ከላይ በምሱ ላይ የምንምመለከተው ከውሃ ምርቶች ውስጥ አንዱ የሆነው የሚሪንዳ ምርትን ሲሆን ይህም በተለያዬ የአይነት በአቀማመጥ ይህም ማለት በብርድቆ እንዲሁም በፕላስቲክ ውስጥ ያሉትን የሚሪንዳ ምርቶች እንመለከታለን።

ከላይ በምስሉ ላይ የምንመለከተው የተለያዩ ቀለም ያላቸው ወረቀቶችን ሲሆን እነዚህም ከለር ሉክ በማለት የምንጠራቸው የወረቀት አይነቶች ናቸው። እዚህ በምስሉ ላይም ጥቁር ፣እሮዝ ፣ብርቱካናማ፣ ቀይ እንዲሁም የተለያዩ ቀለም ያላቸው ወረቀቶችን እንመለከታለን።

ከላይ በምሱል ላይ የምንመለከታው የማስታወቂያ ፖስተር የአፍ ህርባል በመባል የሚታወቀው የጸጉር እና የፊት ቀባትን የሚያስተዋወቅ የቅባት ዓይነት ሲሆን ይህም ከተፈጥሮ ንጥረ ነገሮች የኢትዮጵያዊ ጸጉርን አስመልክቶ የተሠራ የቀባት ዓይነት ነው።

ከላይ በምስሉ ላይ የምንመለከተው ታኬታ በመባል የሚታወቀው ብዙውን ጊዜ ኳስ ተጫዋቾች ለእግራቸው ምቾት እንዲሆን እንዲሁም ኳስ በሚጫወቱበት ጊዜ ለፍጥነት እንዲረዳቸው የሚጠቀሙበት የጫማ አይነት ሲሆን ከላይም በምስሉ ላይ የምናዬው የታኬታ ቀለም ቀይ ከለር ነው።

ከላይ በምሱል ላይ የምንመለከታት ሴት ለፊት ጥራት የሚጠቅሙ ተለያዩ የፊት ማስኮችን በማሳየስ ላይ ስትሆን በምሱል ላይም እንደሚንመለከተው ቢጫ ነገርን ፊቶያ ላይ አርጋለች እናም በምሱል ላይ እንደሚያሳየን ከሆነ የድንች ማስክ ሠርታ ፊቶላይ እንደትጠገመች ያሳያል

ከላይ በምሱል ላይ የምንመለከተው የተለያዩ ምግቦችን በአንድ ላይ የቀረቡ ሲሆን እነዚህም የጽም እንዲሁም የፍስክ ምግብን አንድ ላይ ይነያለን በአንድ በኩል ጎሮድ ጎረድ ከዛን በተጨማሪ የተለያዩ አስክልቶች እንደድንሽ ሰላታ ጎመን ምስር የመሳሰሉ ምግቦችን እናያለን።

ከላይ በምስሉ ላይ እንደምንመለከተው ብዙ ህጻናት አንድላይ በመሆን ከአንድ ቦታ ወደ አንድ ቦታ በመንዠዋዠው የሚጫወቱበት የዥዋዥዌ መጫወቻ አይነት ነውደ ይህም ለልጆች ደስታን የሚፈጥር መጫወቻ አይነት ነው።

ከላይ በምስሉ ላይ የምንመለከተው በርከት ያለ ቁጥር ያላቸው የስበት መኪና ተሽከርካሪዎች ሲሆኑ እነዚህ ተሽከርካሪዎች እቃዎችን ከአንድ ቦታ ወደሌላ ቦታ ጭነው ለማንቀሳቀስ የሚረዱ በርከት ያሉ የእቃ ቁጥሮችን አንድ ጊዜ ይዞ ለመንቀሳቀስ የሚረዱ የተሽከርካሪ አይነቶች ናቸው።

ከላይ በምስሉ ላይ የምንለከተው አንድ ሰፋ ያለ ስፋት ያለው የመስሪያ ቤት ቢሮ ሲሆን ይህም አንድ ለመስሪያ የሚያገለግል ወንበርእና ጠረንጴዛ ከዚያም በተጨማሪ ለእንግዳ መስተናገጃ የሚሆን ጠረንጴዛ እንዲሁም ሶፋዎችና የዶክመንት መደርደሪያ ሸልፎች አሉት።

ከላይ በምስሉ ላይ የምንመለከተው ከተጻፈ ረዘም ያለ ጊዜን ያስቆጠረው የልቦለድ የመጽሐፍ አይነት ሲሆን የዚህም የልቦለድ መጽሐፍ ርዕሱ አደፍርስ በመባል ይታወቃል። አደፍርስ የተባለው መጽሐፍ በ1990ዎቹ የተጻፈ ቆየት ያለ የመጽሐፍ አይነት ነው።

ከላይ በምስሉ ላይ የምንመለከተው የሙዚቃ መሳሪያ ማሲንቆ በመባል የሚታወቅ የክር የሙዚቃ መሳሪያ አይነት ሲሆን፤ ይህም ሁለቱን የማሲንቆ ክሮች አንድ ላይ በማድረግ ድምጽ እና ሙዚቃን በመፍጠር የሚዘፈንበት የመሳሪያ አይነት ነው።

ይህ በምስሉ ላይ የምንመለከተው የከፍተኛ አመራር የሆኑ ባለስልጣን ሰዎች በገጠራማ አካባቢ የተሰሩ የንጹህ ውሃ አቅርቦት መስጫ መሳሪያዎችን እየሞከሩ አገልግሎት መስጠታቸውን እያዩ የሚገኙበትን ምስል ነው።

ከላይ በምስሉ የምንመለከተው የአንድ የአድስ አበባ ጎዳና ላይ የተነሳ ምስል ሲሆን ይህም በምነት ትሬዲንግ የተባለ አንድ ሱቅን በዋናነት ያሳያል ከሱም በተጨማሪ የኒሳን መኪና አስመጭና ኩባንያ እንመለከታለን።

ከላይ በምስሉ ላይ የምንመለከተው ከጌጣጌጥ አይነቶች ዉስጥ አንዱ የሆነው በብዛት ሴቶች ላይ በተለያየ ዲዛይን የምናየው ቀለበት ሲሆን፤ በምስሉ ላይ የምናየው ቀለበትም የቃልኪዳን ቀለበት ወይም ደግሞ ፕሮሚስ ሪንግ በመባል የሚታወቀው የቀለበት አይነት ነው።

ከላይ በምስሉ ላይ የምንመለከተው በአባይ ወንዝ ላይ ሳራማ በሆነ ወንዝ ላይ ሁለት ጉማሬዎችን ሁለት ወይም ከዛ በላይ ቁጥር ያላቸው ጉማሬዎችን እንመለከታለን። ከሱም በተጨማሪ በባህርዳር ከተማ የሚገኘው የሰማዕታት ሀውልትንም በስፋት እንመለከታለን።

ከላይ በምስሉ ላይ የምንመለከተው ነጭና ጥቁር መስመርን አንድ ላይ የያዘ የሴት ሂል ወይንም ደሞ ተረከዝ ያለው የጫማ አይነት ሲሆን እንደዚህ ያሉ የጫማ አይነቶች ብዙውን ጊዜ ለቀሚስ ማላበሻዎች እንደዚሁም ደሞ ፎርማል ለሆኑ አለባበሶች ሴቶች ሲያዘወትሯቸው እንመለከታለን።

ከላይ በምስሉ ላይ የምንመለከታት አንዲት ህጻን ልጅ የኢትዮጵያን ወደ ሃረር አካባቢ ያለን ባህል ለማስተዋወቅ የሚመስል የነሱን ሃገር ቀሚስ እና እንዲሁም የጭንቅላት፣ የአንገት ጌጦችን አድርጋለችህ፤ ከዛም በተጨማሪ በእጅዋም ጌጣጌጦችን ይዛለች።

ከላይ በምስሉ ላይ የምንመለከተው ፎቶ ግራፍ ቀደም ባለ ጊዜ የተነሳ ፎቶ ግራፍ ይመስላል። እዚሁ ፎቶ ግራፍ ላይ ያሉት ብዙ ታንኳዎችን እንዲሁም ደሞ ታንኳ ቀዛፊ ሰውችን እንዲሁም የተለያዩ ሌሎች ሰዎች ቁመው እናያለን።

ከላይ በምስሉ ላይ የምንመለከተው አንድ ሰፈር ያለ ጉባኤን ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት የተዘጋጀ ጉባኤን እየተካፈሉ ያሉ ሰዎች ሲሆን ይህም ፎቶግራፉ ላይ ያለው ምስል የሴቶችን በኩል የሚያሳይ ክፍል ነው።

ከላይ በምስሉ ላይ የምንመለከተው ብዙ ፈተና አልፎ መጨረሻም የተሾመው የተሸለመው ቅዱስ ያሬድ ሲሆን ይህም ቅዱስ ብዙውን ጊዜ ፈተናዎችን ማለፍ ተስኖት ረጅም ጊዜ ከጠበቀ በኋላ መጨረሻው ግን ትልቅ ቦታ ላይ ደርሶ የዜማ ደራሲ እንደሆነና በተለያዩ ጊዜዎች ላይ ስሙ ሲነሳ እንደምናውቀው የታወቀ ነው።

ከላይ በምስሉ ላይ የምንመለከተው እጅግ በጣም በርከት ያለ የምርት መጠን ያለው የድንች ምርትን ሲሆን ይህም ድንች እጅግ በጣም ጥራት ያለው እንዲሁም ነጭ ድንች በመባል የምናውቀው የድንች አይነት ነው ።

ከላይ በምስሉ ላይ የምናየው ከባህላዊ አልኮል መጠጦች ውስጥ አንዱ የሆነው የጠላ አልኮል መጠጥ ነው ይህም በብዙ ኢትዮጵያዊያን ዘንድ ተወዳጅነትን ያተረፈ በተለይ ወደ ጎጃም እና ወደ አማራ ክልል አካባቢ እጅግ በብዙዎች ዘንድ ተወዳጅ እና ተጠቃሚነትን ያገኘ የመጠጥ አይነት ነው።

ይህ በምስሉ ላይ የምንመለከተው በውሃ ውስጥ ከሚኖሩ የዱር እንስሳቶች መካከል የሆነው አዞ ሲሆን በምስሉ ላይ አፉን በሰፊው ከፍቶ ብዙ ጥርሶችን ማየት እንችላለን። ይህ በጣም አደገኛ የሆነ የስጋ በል እንስሳ ነው።

ከላይ በምስሉ ላይ የምንመለከተው አርማ ወይም ሎጎ የኢትዮጵያ ሰላምን ለማሳየት የምንጠቀምበት ምስል ወይም አርማ ሲሆን እዚህ ላይም የሰላም መገለጫ የሆኑ ሁለት ነጫጭ እርግቦችን በምስሉ ላይ እንመለከታለን ።

ከላይ በምስሉ ላይ የምንመለከተው ግለሰብ የትምህርት ሚኒስቴር ሆኖ ዶክተር ብርሃኑ ነጋ ሲሆን ይህም ሰውየ ከዚህ በፊት በሌላ የፖለቲካ ፓርቲ ተሳትፎ የነበረው ከዛ በተረፈ ግን በቅርብ ጊዜ የትምህርት ሚኒስቴር ሆኖ የተሾመው ሰው ነው።

ከላይ በምስሉ ላይ የምንመለከተው የኢትዮጵያ ፖስታ አገልግሎት የሚሰጥበትን ዋናውን ቢሮ ሲሆን ይህም ከሱ በተጨማሪ ደግሞ ወደ ተለያዩ ቦታዎች መንገድን የሚጠቁም ታፔላ ቁሟል ። ወደ ፒያሳ ፣ወደ ብሔራዊ ሜትሮሎጂ እና ወደ አምባሳደር ሲኒማ የሚወስድ መንገዶችን ያሳያል ።

ከላይ በምስሉ ላይ አንድ የኦርቶዶክስ ተዋህዶ አማኝ የሆኑ አባት ለህዝብ በሚመስል መልኩ ስብከትን እየሰበኩ ወይም ደግሞ ትምህርትን እያስተማሩ ይገኛሉ ።ከእሳቸው በተጨማሪ ከጀርባ ትላልቅ አባቶች ተቀምጠው እንመለከታለን ።

ከላይ በምስሉ ላይ የምንመለከተው አንድ ዘመናዊ የሆነ የሆቴል ክፍሎች የያዘ እንዲሁም ከሱ በተጨማሪ ደግሞ ከአጠገቡ የዋና አገልግሎትም አብሮ የሚሰጥ ትልቅ የሆነ ሆቴል እናያለን። እዚህ ሆቴል ላይ ከሚሰጣቸው ሆቴል ጥቅሞች በተጨማሪ መናፈሻ ይመለከታል።

ከላይ በምስሉ ላይ የምንመለከተው በአንድ የሃገራችን በረሃማ አካባቢ የተነሳ ምስል ይመስላል፤ እዚህ ምስል ላይም ፍየል እንዲሁም ለሙቀት ጊዜ ሙቀትን ለመከላከል በመታሰብ ከድንጋይ ካብ የተሰሩ ቤቶችን እንመለከታለን።

ከላይ በምስሉ ላይ የምንመለከተው ብዙውን ጊዜ የኢትዮጵያ ቤተሰቦች ቤተሰብ ውስጥ የሚገኘው ዲሽ በመባል የምንጠራው የሪሲቨር አይነት ሲሆን ይህም ከተለያዩ ቻናሎችን በቴሌቪዥን ለማሰራጨት ይጠቅማል።

ምስሉ ላይ የምንመለከተው ቀለል ብለው የሚሰሩ የቤት ማስጌጫ ነው ።ለቤት ማስጌጫነት የሚጠቅሙ አበባዎችና ሰው ሰራሽ ቅጠሎች አሉ። ለቤት እጅግ በጣም የሚያምር ውበት ለማላበስ ይረዳል።

ከላይ በምስሉ ላይ የምንመለከተው ብዙውን ጊዜ የሃበሻ እንጆሪ በመባል የሚታወቀው በተለይም ህጻናት አውርደው ለመብላት የሚሻሙት የፍራፍሬ አይነት ሲሆን፤ ይህም ከተለመደው የእንጆሪ ወይም የስትሮበሪ ጣእም ለየት ያለ ጣእም ያለው የኢንጆሪ ዛፍ አይነት ነው።

ከላይ በምስሉ ላይ ሁለት ህፃናትን እናያለን። ከነዚህም አንደኛዋ የመውቀጫ ሙቀጫ እና የተለያዩ እህሎችን እየወቀጠች ትገኛለች። አንደኛዋ ህፃን ደግሞ በመቀመጥ ወደ ዙራ እየተመለከተች ትገኛለች።

ከላይ በምስሉ ላይ የምንሐለከታቸው ሴቶች የሚጠቀሙባቸው ብዙ አይነት ጌጣጌጦች ነው። በምስሉ ላይም የተለያዩ አይነት ጌጣጌጦችን መመልከት እንችላለን ከእነርሱም ውስጥ የአንገት ሀብል፣ የእጅ ብራዝሌት፣ ቀለበቶች እንዲሁም ጆሮ ጌጦችን መመልከት እንችላለን።

ከላይ በምስሉ ላይ የምንመለከተው ቲክቫህ ኢትዮጵያ የተባለው ድኅረ ገጽ የመሬት መንቀጥቀጥ ሲከሰት ምን ማድረግ እንዳለብን የሚገልጽ መረጃ የወጣበት ድኅረ ገጽ ሲሆን ከዚህም ላይ ከቤት ውጭ መሆን ከቤት ውስጥ ከሆኑ ከቤት ውጭ መውጣት በትላልቅ ህንጻዎች ውስጥ ከሆኑ እንድሁም መኪና እያሽከረከሩ ከሆነ ሰዎች ምን ማድረግ እንዳለባቸው የሚያሳዩ ነገሮችን ይዟል።

ከላይ በምስሉ ላይ የምንመለከተው ከቤት ዉስጥ መገልገያ ቁሳቁሶች መካከል አንዱ የሆነው ወንበር እንዲሁም ጠረጴዛ ሲሆን፤ ይህም ቁሳቁስ ቢሮ ዉስጥ ወይም ደግሞ ሰራተኞች በሚጠቀሙበት ጊዜ ለራሳቸው ምቾት እንዲሰጣቸው ያገለግላል።

በምስሉ ላይ የምንመለከታት የእንስሳ አይነት ከአእዋፍ ዘር ውስጥ የምትመደብ ትንሽዬ ወፍ ስትሆን ይህም ለእይታ እጅግ የምታምር አነስ ያለ መጠን ያላት አፏም አይኗም እንድሁም ከለሯ የተለየ ቅርጽ ያለው እና ውበትን የሚሰጥ የእንስሳ አይነት ናት።

ከላይ በምስሉ ላይ የምንመለከተው በዙውን ጊዜ የህንፃ ግባታ በሚኖር ጊዜ እቃዎችን ከታች ወደላይ ለማንቀሳቀስ እንዲሁም ከአንድ ፎቅላይ ወደ ሌላ ፎቅ ለማንቀሳቀስ የምንጠቀምበት የማሽን አይነት ሲሆን ይህም በቀላሉ ያላለቁ ህንፃዎች ጋ ጉዳት ሳይደርስ እቃዎችን ለማንቀሳቀስ የምንጠቀምበት የማሽን አይነት ነው።

ከላይ በምስሉ ላይ የምንመለከተው የባህር ዳር ከተማ ከከፍታ ላይ የተነሳ ከተማዋን በስነ ስርዓት ማሳየት የሚችል ክፍል ሲሆን ይህም ጊዮርጊስ ተብሎ የሚጠራው ቤተክርስቲያን አካባቢ እንዲሁም የጣናን ገፅታ እንዲሁም ደግሞ የጊዮርጊስን አደባባይ በደንብ የሚያሳይ ምስል ነው።

ከላይ በምስሉ ላይ የምንመለከተው ፍሬን ያፈራ የማሽላ ምርት ሲሆን ይህም ቀያይ ቅጠሎች ያሉት ሰፋ ብሎ የተቀመጠ አንድ ማሳን የሚያሳይ ነው። ከዚህም በተጨማሪ አንድ ግለሰብ ቆሞ እንመለከታለን።

ከላይ በምስሉ ላይ የምንመለከታቸው ግለሰብ ለረጅም አመታት የኢትዮጵያ የኢፌድሪ ምክትል ጠቅላይ ሚኒስተር በመሆን ያገለገሉት አቶ ደመቀ መኮነን ሲሆኑ አሁንም እንዲሀም በብልፅግና ፓርቲ ላይ ሌላ ቦታ ይዘው እያገለገሉ ይገኛሉ።

ከላይ ምስሉ ላይ የምንመለከተው በድሮ ጊዜ የተነሳ ፎቶ ነው ።እዚህ ፎቶ ላይ ኩታ የሚለብሱ ሰዎች በልብስ ሰፊ አካባቢ ላይ እየተንቀሳቀሱ እናያለን።

ከላይ በምስሉ ላይ የምንመለከተው ብዛት ያላቸው አሳ በአሳ ጥብስ መልኩ ተሰርት እናያለን። ይሄም የአሳ ጥብስ ለአይንም እንዲሁም ጣሙም በጣም አፊፍ የሚመስል ገፅታን የያዘ ነው።

ከላይ በምስሉ ላይ የምንመለከተዉ የአልባሳት አይነቶች አንዱ ዉስጥ የሆነዉ ሸሚዝ ሲሆን፤ በምስሉ ላይም ቡኒ ከለር ያለዉ እና ነጫጭ ቁልፎች ያሉት የወንድ ሸሚዝን ኮሌታዉ በትክክል የተተኮሰ የወንድ ሸሚዝን እንመለከታለን።

ከላይ በምስሉ ላይ የምንመለከተው የእጽዋት አይነት ብዙን ጊዜ በሰዎች አጥር ስር ታኮ የሚበቅል የአረም አይነት ሲሆን ይህ የአረም ግን እላዩ ላይ የሚያምር ወይን ጠጅ ሰፋ ያለ አበባን ሁል ጊዜ ያበቅላል።

ከላይ በምስሉ ላይ የምናየው በኢትዮጵያ እጅግ በጣም የተለመደው አሰራር ዘዴ ሲሆን ይህም የአንድት እናት ወይም ደግሞ አንድት ሴት እንጀራ በምትመረጥበት ጊዜ የሚያሳይ የምስል ቅጅ ነው።

ከላይ በምስሉ ላይ የምንመለከተው የተለያየ አይነት ቅርፅ ያላቸው ለወጥ ማማሰያነት የምንጠቀማቸው ማማሰያዎች ሲሆኑ እነዚህም ከእንጨት የተሰሩ ወጥን ወይም ደግሞ ሌላ የምግብ አይነቶችን በመናዘጋጅበት ጊዜ ለአገልግሎት እንዲመች ተደርገው የተሰሩ የማማሰያ አይነቶች ናቸው።

ከላይ በምስሉ ላይ የምንመለከተው የድኮር ወይንም ብዙውን ጊዜ ለሰርግ ከዛም በተጨማሪ ደግሞ ቀለል ላሉ ለክርስትናዎች ለቀለበት እንድሁም አሁን አሁን የመጡ ለብራይደር ሻዎሮች ለቤቢ ሻዎር የሚዘጋጁ የድኮር አይነቶች ናቸው።

ከላይ በምስሉ ላይ የምንመለከታቸው አንድ የካሜራ ስራ የሚሰራ ግለሰብ ካሜራን በሚጠቀምበት ሰአት ድምጽን እንዲሁም ምስልን ለ ማስቀረት የሚጠቀምባቸው የተለያዩ የካሜራ ክፍሎች ናቸው ።እነዚህም ፍላሽ ሚሞሪዎች ከዛም በተጨማሪ ድምጽ ሪከርድ ማድረጊያ መሣሪያዎች እንዲሁም ዋናው የካሜራው ፓርትን እንመለከታለን ።

ከላይ ምስሉ ላይ የምንመለከተው የኤሌክትሪክ ማስተላለፊያ የሆኑ ብዙ የተደረደሩ ታወሮች ናቸው። እነዚህ ታወሮች ኤሌክትሪክ ሀይሎችን ለተለያዩ አካባቢዎች የሚያስተላልፋ ከብዙ የኤሌክትሪክ ገመዶች እና ከተለያዩ ማቴሪያሎች የተሰሩ ናቸው ።

ከላይ ምስሉ ላይ የምንመለከተው የተለያዩ አርሶ አደሮች መስኖ በመጠቀም በተለያዩ መንገዶች ውሀማ ቦታዎች ላይ ውሀን በመጥለፍ ለማስገባት የሚጥሩበትን መንገድ እናያለን።

ከላይ በምስሉ ላይ የምንመለከተው መሳርያ ወይም ደሞ የመገልገያ ቁሳቁስ የስጋ መፍጫ ሲሆን ይህም የሰው ልጆችን ልፋት ለመቀነስ ስጋን በአጭር ጊዜ ፈጭቶ ለማስቀመጥ የሚረዳ የመሳርያ አይነት ነው።

ከላይ በምስሉ በላይ የምንመለከተው የባህር ዳር ዩኒቨርሲቲ ዋና መስሪያ ቤት የሆነው ዊዝደም የተባለውን ህንፃ ሲሆን ይህም ሰዎች ብዙ ጉዳይ ለማስፈጸም በተለይም ከዩኒቨርስቲው የተያዙ ጉዳዮችን ለማስጨረስ የሚሄዱበት የቢሮ ክፍል ነው ።እንዲሁም ትልቅ ፎቅ ነው።

ከላይ በምስሉ ላይ የምንመለከተዉ ታዋቂ ልቦለድ በተለይ የአጫጭር ልቦለድ ፅሁፎች የምናዉቀዉ የአሌክስ አብርሃም አንዱ ድርሰት ወይም የልቦለድ መፅሐፍ የሆነዉ "ዶክተር አሸብር" የተባለዉ መፅሐፍ ሲሆን ይህም መፅሐፍ በዉስጡ የተለያዩ አጫጭር ልብ ወለዶችን የያዘ መፅሐፍ ነዉ።

ከላይ በምስሉ ላይ የምንመለከተው በሀገራችን በኢትዮጵያ የሚሰራውን አፍሪ ኸርባል በመባል የሚታወቀው የፈሳሽ ጸጉር ቅባት አይነት ሲሆን የተለያዩ ተፈጥሯዊ ከሆኑ ግብአቶች እንደ ዝንጅብል ሽንኩርት ነጭ ሽንኩርት ሩዝ ከመሳሰሉት ነገሮች የሚሰራ የተፈጥሮ የቅባት አይነት ነው።

ከላይ በምስሉ ላይ የምንመለከተው ብዙውን ጊዜ በኢትዮጵያ በተለምዶ የምናውቀው አንዲት ሴት ጎንበስ ብላ የአንድን ወንድ እጅ እያስታጠበች ትገኛለች። በእጇም ማስጣጠቢያ እንዲሁም ጆግ ይዛለች፤ ከሱም በተጨማሪ ወንድየው በርጩማ በሚሰኘው የወንበር መቀመጫ ላይ ተቀምጦ እንመለከታለን።

ከላይ በምስሉ ላይ የምንመለከተው የአዲስ አበባ ጎዳና ሲሆን ይህም መስመር በግንባታ ላይ ያለ የተለያየ አፈር አሸዋ እንዲሁም ድንጋዮች ተከምረው ይታያል ።በዚህም ላይ አንዱ መስመር ዝግ ሆኖ ሁሉም ተንቀሳቃሾች በአንድ በኩል ብቻ ሲንቀሳቀሱ እንመለከታለን።

ከላይ በምስሉ ላይ የምንመለከተው ቲክቫህ ኢትዮጵያ የተባለው ድህረገጽ ለሰዎች መረጃ እያስተላለፈበት ያለው መድረክ ሲሆን፤ ይህም የመሬት መንቀጥቀት ሲከሰት ምን ማድረግ እንዳለብን የሚገልጽ ምስል ነው። በዚህ ምስል ላይም የተለያዩ አንድ ሰው የመሬት መንቀትቀት ቢነሳ ማድረግ የሚገባቸው ነገሮች ተካተው እናያለን።

ከላይ በምስሉ ላይ የምንመለከተው በኢትዮጵያ የኦርቶዶክስ ተዋህዶ እምነት ላይ በብዙዎች ዘንድ የተለመደው የሰንበት ቂጣ የሚሰጥበት ጊዜ ሲሆን በዚህም ላይ አንድ እድሜያቸው ጠና ያሉ አዛውንት ለተለያዩ ሰዎች የተቆራረሰውን የሰንበት ቂጣ እያደሉ ይገኛሉ።

ከላይ በምስሉ ላይ የምንመለከተው የክርስትና ሀይማኖት ቤቶች ውስጥ በብዛት የምንመለከተው የክርስትና ሀይማኖት ቤቶች ውስጥ በብዛ የምንመለከተው የምስል አይነት ሲሆን ይህም ምስል እየሱስ ክርስቶስ ወደምድር መቶ አህዛብን በሚያተርፍበት ጊዜ ፀሎተ ሀሙስ የተባለው ቀን ከደቀመዝሙሮቹ ጋር አብረው እራትን የበሉበትን ጊዜ ያሳያል። እንዲሁም ስጋዎ ደሙን እየሰጣቸው እንመለከታለን።

ከላይ በምስሉ የምንመለከተው በኵር በመባል የሚታወቀው የጋዜጣ አይነት ሲሆን ይህ የጋዜጣ አይነት በየጊዜው ወቅታዊ የሆኑ አዳዲስ መረጃዎችን ይዞ ለህብረተሰቡ የሚያሳይ የአማራ ሚዲያ ኮርፖሬሽን አማካኝነት የሚታተም መጽሔት ወይም ደግሞ ጋዜጣ ነው።

ከላይ በምስሉ ላይ የምንመለከተዉ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች አንድ ላይ በመሆን የተለያዩ ክብረ በዓላትን ሲያከብሩ የጧፍ መብራትን በማብራት የተለየ ድምቀትን የሚሰጥ እና ለአይን እጅግ ማራኪ የሆነ የሀይማኖት ስነስርዓት ነዉ።

ከላይ በምስሉ ላይ የምንመለከተዉ ከኢትዮጵያ ቅርሶች ታዋቂ የሆነዉ በዩኔስኮ የቅርስ መዝገብ ዉስጥ የተመዘገበዉ የኢትዮጵያ የላሊበላ ዉቅር አብያተ ክርስቲያን ሲሆን እዚህ ምስል ላይም ይህ አብያተ ክርስቲያን በድሮን በሚመስል ከፍ ብሎ ተነስት እጅግ ያማረ ገፅታን ይሰጣል።

ከላይ በምስሉ ላይ የምንመለከታቸው የተለያዩ የመማርያ መፅሀፎች ሲሆን ይህም በአመቱ በመጀመርያ አብዛኛውን ጊዜ ለተማሪዎች በሚከፋፈብበት ጊዜ የሚገኝ ምስልን ያመለክታል። ከነዚህም መካከል የኬሚስትሪ የፊዚክስ እንዲሁም ሌሎች መማርያ መፅሀፎችን በምስሉ ላይ እንመለከታለን።

ከላይ በምስሉ ላይ የምንመለከታቸው የብዙ ሰዎችን የመኖር ፍላጐት ለማሟላት ተብሎ በመንግሥት የሚሰሩትን የኮንዶሚኒየም መኖሪያ ቤቶች ሲሆኑ እነዚህም ፎቆች ሁነው አንድ ላይ ማኖር የሚችሉ የመኖሪያ ቤት አማራጮች ናቸው።

ከላይ በምስሉ ላይ የምንመለከተው ከቅርብ ጊዜ ወዲህ በአዲሱ ልማት የተሰራው የአድዋ ድል መታሰቢያ በመባል ትልቅ ቦታን ይዞ በፒያሳ አካባቢ የተሰራ በተለይም አድዋ ላይ ትኩረቱን አድርጎ የተሰራ የመታሰቢያ ቦታ ነው።

ከላይ በምስሉ ላይ እጅግ በጣም ውብ የሆኑ ሶስት በቁመታቸው ልክ ተደርድረው የቆሙ ሴት ህፃናት ልጆችን እንመለከታለን። እነዚህም ልጆች እጅግ ውብ የሆኑ ከለራቸው ተመሳሳይነት ያላቸው እንዲሁም ጸጉራቸውን በተለያየ ስታይል አድርገው የቆሙ ልጆች ናቸው።

ከላይ ምስሉ ላይ የምንመለከተው ጠቅላይ ሚኒስትር ዶክተር አብይ አህመድ ሲሆኑ መጀመሪያ ስልጣን ሲይዙ ቃለ መሀላ የፈፀሙበትን መድረክ የሚያሳይ ነው ።እዛ ላይም በዛ ያለ የወረቀት ክምችቶችን ይዞው ቃለ መሀላ አየፈፀሙ ይታያሉ።

ከላይ በምስሉ ላይ የምንመለከታቸው ብዙ ገበሬ ህጻናት እንዲሁም ሴቶች ከዛም አልፎ ደግሞ ወጣቶች አንድ ላይ በመሆን ምርትን እየሰበሰቡ እናያለን። ከዚህ በምስሉ ላይም እንደምንመለከተው ልጁ በጭንቅላቱ ብዙ የቃሪያ ምርትን ተሸክሞ እናያለን።

ከላይ በምሱ ላይ የምንመለከታቸው ጥንታዊ አባቶች ፉከራ ወይም ሽለላን እያቀረቡ ይመስላሉ። እነዚህም አባቶች ከጎን እና ከጎን ማሲንቆ በሚጫወቱ ሰዎች ታጅበው ስሜት ዉስጥ በመግባት ድል አድራጊነት መንፈስን በመቀዳጀት ፉከራ እና ሽለላን እያቀረቡ እናያቸዋለን።

ከላይ በምስሉ ላይ የምንመለከተው በኢትዮጵያ በተለያዩ አካባቢዎች የተለመደው በተለይም እድር ማህበር እንዲሁም የተለያዩ የሰፈር ውስጥ መስተጋብሮች ሲኖሩ ሴቶች አንድ ላይ በመሆን ቡና በማፍላት ፈንዲሻ በማፈንዳት አንድ ላይ ተሰባስበው የሚያወሩበት እንዲሁም ሀሳባቸውን የሚገላለፁበት መድረክ ነው ።

ከላይ በምስሉ ላይ የምንመለከተው የአትክልትና ፍራፍሬ አይነት የወይን ፍራፍሬ ሲሆን ይህም ብዙ ፍሬዎችን አንድ ላይ በአንድ ላይ የሚይዝ የሸርፍ አይነትና እጅግ በጣም ጣፋጭ የሆነ ጣዕም ያለው ከፍራፍሬ አይነት በተጨማሪም ወይንን የወይን መጠጥን ለመስራት የምንጠቀምበት የፍራፍሬ አይነት ነው።

ከላይ በምስሉ ላይ አጅግ በጣም ልብ ላይ ደስታን በሚያጭር ሁለት ልጆች በፍቅር ተቃቅፈዉ እንመለከታለን። እነዚህም ልጆች የገጠር አካባቢ ህፃናት ይመስላሉ። እጅግ በጣም ህፃናት ልጀሸች ናቸዉ። ግን እርስ በርስ ፈገግ ብለዉ ተቄቅፈዉ እንመለከታለን።

ከላይ በምስሉ ላይ የምንመለከታቸዉ ሁለት ገና የተወለዱ በመጠንም በአካልም አነስ ያሉ ጥጃዎች ሲሆኑ እነዚህም ጥጃዎች በዘመናዊ መልኩ እርባታ ዉስጥ እንደሚያድጉ የሚያሳይ ጆሯቸዉ ላይ መለያ ያላቸዉ የላም ወይም የበሬ አይነቶች ናቸዉ።

ከላይ በምስሉ ላይ የምንመለከተው የአትክልት አይነት ብዙ እሾሆችን በላዩ ላይ የያዘው፤ በተለይም በትግራይ አካባቢ በተለምዶ በብዛት የተለመደው የቁልቋል ተክል ሲሆን ይህም እጅግ በጣም ጣፋጭ የሆነን ፍሬ በላዩ ላይ የያዘ ነው።

ከላይ በምስሉ ላይ የምንመለከተው በብዙ የከለር አማራጮች ተደርድረው እንድሁም ተጣጥፈው የተቀመጡ የፎጣ አይነቶች ሲሆኑ እነዚህም በተለያየ ቀለም አማራጮች ለንግድ የቀረቡ የፍጣ አይነቶች ይመስላሉ።

ከላይ በምስሉ ላይ የምንመለከተው የታላቁ የህዳሴ ግድብ በስራ ላይ እያለ በመገንባት ላይ እያለ ምን እንደሚመስል ነው። በምስሉ ላይም እንደምናየው፤ በቀኝ በኩል ብዙ መጠን ያለው ዉሃ ሃይል ሰጥቶት እንዲገፋው የተጠራከመ የዉሃ መጠን ሲሆን በግራ በኩል ደግሞ ይሄንን እንቅስቃሴ የሚያካሂዱት የግድቡ ቦታዎች አሉ።

ከላይ በምስሉ ላይ የምንመለከተው የኢትዮጵያን ገፀ ምድር የሚያሳይ የፎቶ ግራፍ አይነት ሲሆን። እዚህም ፎቶ ላን ሰፋ ያለ የእህል ማሳ ከሱም በተጨማራ የኢትዮጵያን ገፀምድር የሚያሳይ ተራራማ ቦታዎች ይታያሉ።

ከላይ በምስሉ ላይ የምንመለከተው የአዲስ አበባ የመገናኛ ብዙሀን ኤጀንሲ መለያ ወይም አርማ ሎጎን ሲሆን ይህም ከጀርባው ፀሀይ የሚመስል ከዛም ደግሞ የብር ጫፍን ስለመገናኛ ብዙሀንነቱን ለማሳዬት የያዘ አርማ ነው።

ይህ በምስሉ ላይ የምንመለከተው አብዛኛውን ጊዜ በአፋር ክልል ወንዶች ባህላቸውን ለመግለፅ ፀጉራቸውን የሚፈርዙበት የፀጉር አሰራር አይነት ሲሆን ይህ የፀጉር አሰራር ከፊት ለፊት አጠር ብሎ ከኋላው ረዘም ብሎ የሚገለፅ ነው ።

ከላይ በምስሉ ላይ የምንመለከተዉ እንጨቶችን በቀጫጭኑ ፈልጦ ወይም ቅርፅ አስይዞ ለመጠቀም የምንጠቀምበት የመሳሪያ አይነት ሲሆን፤ ይህም የመሳሪያ አይነት "መጥረቢያ" የተሰኘ ስም ያለዉ የመሳሪያ አይነት ነዉ።

ከላይ በምስሉ ላይ የምንመለከተው በአገራችን ኢትዮጵያ ከሚደረጉ አንድ ጥሩ ድርጊቶች መካከል የአባቶችን የእግር ማጠብ ሲሆን በዚህም በምስሎ ላይ እንደምንመለከተው ወጣት ሴቶች አጎብሰው የአባቶችን እግር እያጠቡ እንመለከታለን።

ከላይ በምስሉ ላይ የምንመለከተው አርማ ወይም መለያ የአማራ መገናኛ ብዙሃን ድርጅት መለያ ሲሆን ይህም በአማራ ክልል መሰረቱን ያደረገ ረጅም አመታትን ያስቆጠረ ግን አሁን ላይ አሚኮ በመባል የተተካው የአማራ ብዙሃን መገናኛ ድርጅት አርማ ያሳየናል።

ከላይ በምስሉ ላይ የምንመለከተው በአንድ ቢሮ ውስጥ የተለያዩ ሰራተኞች የመለያያ ፕሮግራም በሚመስል መልኩ አንድላይ ተሰብስበው ቡና ተፈልቶ ጨፌ ተነስንሶ ደግሞ አንድት ሴት ቁማ ገለጻ እየሰጠች እናያለን። ይህም ምስል ላይ የተለያዩ ሰዎችን እንመለከታለን።

ከላይ በምስሉ ላይ የምንመለከተው በሀገራችን በኢትዮጵያ በተለይም በሀመር እንድሁም ደግሞ በቤንሻንጉል ጉሙዝ አካባቢ ያሉ ማህበረሰቦች የሚያሳዩት ትርኢት ሲሆን ይህም ከፍ ያለ እንጨት ላይ በመውጣት ባላንሳቸውን ጠብቀው በመቆም ህጻናት እንድሁም ወጣቶች የሚያሳዩት የትርኢት አይነት ነው።

ከላይ በምስሉ ላይ የምንመለከተው አንድ ተለቅ ያለ የዛፍ ግድ ያለው ከዛም በተጨማሪ ቅጠልና ቅርንጫፎቹ በዛ ብለው አረጓዴ ሁነው ከበረሀ መሀል ላይ የምናዬው አንድን ዛፍን ነው።

ከላይ በምስሉ ላይ የምንመለከታቸው በርከት ያለ ቁጥር ያላቸው የኢትዮጵያ ኦርቶዶክስ ተዋህዶ አማኞች የራሳቸውን በአል በማክበር ላይ ይገኛሉ። እዚህ ላይም በአብኛው የምናያቸው መነኩሴዎች ወይም ደግሞ እድሜያቸው ገፋ ያሉ አባቶችን ነው።

ይህ በምስሉ ላይ የምንመለከተው ጥንታዊ ከሆኑት የኢትዮጵያ ከተሞች አንዷ የሆነችው የሀረር ከተማ ላይ ውስጥ ለውስጥ የተሰሩ ቤቶች እንዲሁም ደግሞ እጅግ በተለያየ ቀለም ያሸበረቁ የመኖሪያ ሰፈሮችን ነው።

ከላይ በምስሉ ላይ የምንመለከተው በተለይም ባሁን ዘመን ቴክኖሎጂ ትልቅ ደረጃ ላይ የደረሰው የነዳጅ አቅርቦትን በእጅጉ እየቀነሰ የመጣ የኤሌክትሪክ መኪኖች ቻርጅ ማድረጊያ ሲሆን፤ በምስሉ ላይም የቴስላ መኪና ቻርጅ ማድረጊያ እና ቴስላ መኪናዎችን እነመለከታለን።

በምስሉ ላይ የምንመለከተው ሰፋ ያለ የጫት እርሻን ሲሆን በዚህም የጫት እርሻ ላይ አረንጓዴ ሆኖ የበቀለ ሰፋ ያለ ብዛት ያለው የጫት ምርትን እንመለከታለን ።ከሱ ውጪ ሰማያዊ ቀለም ያለው የጎማ የውሃ ማጠጫ እንመለከታለን ።

ይሄ በምስሉ ላይ የምንመለከተው ከጫማ አይነቶች ውስጥ አንዱ የሆነው ብዙውን ጊዜ ወጣቶች ላይ በተለይ የሚዘወተረው በሴትም በወንድም ዘንድ ምርጫ ያለው የጫማ አይነት ሆኖ ይህም የጫማ አይነት እስኒከር በመባል ይታወቃል። እዚም በምስሉ ላይ የምንመለከተው የእስኒከር ጫማ አይነት ናይክ የሚባል ብራንድ ያለው የጫማ አይነት ነው።

ከላይ በምስሉ ላይ የምንመለከተው በአብዛኛው ጊዜ ሴቶች ውበታቸውን ለመጠበቂያ የሚጠቀሙት የምርት አይነት ሲሆን ይህም ሲረብ በመባል የሚታወቀው የምምርት አይነት ነው። የተለያዩ የምርት አይነቶች ያሉት ሲሆን ከነዚህም መካከል ክሬቭ እና ቫይታሚን ድን በምስሉ ላይ እንመለከታለን።

ከላይ በምስሉ ላይ የምንመለከተው የጌጣጌጥ አይነት ሴቶች በዚያን ጊዜ ለመዋብና በተለይም ክፍት ጫማ በሚለብሱ ጊዜ የእግራቸውን ውበት ይበልጥ አጉልቶ ለማሳየት የሚጠቀሙት የቁሳቁስ አይነት ሲሆን ይህም አልቦ በመባል ይታወቃል።

ከላይ ምስሉ ላይ የምንመለከተው ሴቶች አንገታቸው ላይ የሚያደርጉት ጌጥ የአንገት ሀብል ሲሆን በጣም ተወዳጅ እንዲሁም በአይነቱ ለየት ያለ ቅርፅን የያዘ የአንገት ጌጥ ነው ።

ምስሉ ላይ የምንመለከተው የእንጅባራ ዩንቨርስቲ አርማ ነው ።ይህም በእንጅባራ በዋነኛነት በእንጅባራ ከተማ መለያ የሆነው ከሰሌን የተሰራ ጥላ እናያለን።

ምስሉ ላይ የምንመለከተው የአልኮል መጠጦች ሲሆኑ ብዙ ጊዜ ብር ያላቸው ሰዎች የሚያዘወትሯቸው የፖድካ፣ ውስኪ፣ እና የተለያዩ ዋጋቸው ከፍ ያለ የአልኮል መጠጦች ናቸው።

ከላይ በምስሉ ላይ የምንመለከተው የባህላዊ መዝናኛ ቦታ ወይም የጭፈራ ቦታ ወይም የጭፈራ ቤትን ምስል ሲሆን በምስሉ ላይ ሁሌም እንደምንመለከተው ባህላዊ ገጽታን የተላበሰ ኢትዮጵያዊነትን የሚያሳይ ነገሮች የተሞሉበት ነው።

ከላይ በምስሉ የምንመለከተው በሃገራችን በተለይ እድሜያቸው ገፋ ባለ ሰዎች እጅ ወይም ኪስ ውስጥ የማይጠፋ የጥርስ መፋቂያ ሲሆን ይህ የጥርስ መፋቂያ ከተለይዩ የእጽዋት አይነቶች ኝድ ላይ ወይም ደሞ ከቅርጫፋቸው ላይ የሚሰራ ብዙ ጊዜ መንገድ ላይ እየዞረ የምንመለከተው የጥርስ መፋቂያ ነው።

ከላይ በምስሉ ላይ የምንመለከታቸው በተለያየ ቀለም ተደርድረው የምናያቸው አንድን ውሃ ያዘለ የቤት ቃል ሊሆን ይችላል ።እንዲሁም ሌሎች መገልገያዎችን ውሃው ተንጠፍጥፎ እስኪያልቅ ድረስ አስቀምጦ ለማቆየት የሚረዳን የእቃ አይነት ነው።

ከላይ በምስሉ ላይ የምንመለከታት ሴት በዘመናዊ መልኩ የተሰራ ባህላዊ ጥለት ያለበትን አለባበስ የምታሳይ ስትሆን ሴት ፀጉራ ገፈሬ የሆነ እንዲሁም ደግሞ እንጨት እብራቦችን ተደግፈ ፎቶ እየተነሳሽ ትገኛለች።

ከላይ በምስሉ ላይ የምንመለከተው በጣም ግዙፍ የሆነ የቁም ሳጥንን ሲሆን ይህም ቁምሳጥን በአሰራሩ እጅግ ዘመናዊ የሆነ ከዚህም በላይ ደግሞ ብዙ እቃዎችን እንዲሁም ልብሶችን በአንድ ቦታ ላይ አደራጅቶ ለማስቀመጥ እንዲውል ታስቦ በመጠኑ ከፍ ያለ ነው ።

በምስሉ ላይ የምንመለከተው የኮሮና ወረርሽኝ ወይም ኮቪድ19 በሀገራችን በገባ ጊዜ የትምህርት አገልግሎት ሲሰጥ ሰዎችን ከበሽታው ለመከላከል ተማሪዎችን በአንድ ዴስክ ላይ ከአንድ በላይ ባለማስቀመጥ ሲደረግ የነበረው ትምህርታዊ እንቅስቃሴ ነው።

ከላይ በምስሉ ላይ የምንመለከተው የህንፃ መሳርያ አይነት ውስጥ አንዱ የሆነው ኤሌክትሮኒክስ መሳርያ ሲሆን ይህም መሳርያ ድሪል የሚባል በመባል የምናውቀው አንድን ግርግዳን ለመብሳት ቡለኖችን ለማሰር የምንጠቀምበት የመሳርያ አይነት ነው።

ከላይ በምስሉ ላይ የምንመለከተው በማንዋል የሚሰራውን የሽንኩርት እንዲሁም የተለያዩ አትክልት መፍጫን ሲሆን ይህም ጎን ላይ ያለውን መሳቢያ በመሳብ ከውስጥ ያለውን መፍጫ በማሽከርከር የመጠቀም የማሽን አይነት ነው።

ከላይ በምስሉ ላይ የምንመለከተው አርማ ወይም መለያ የኢትዮጵያ ኤሌክትሪክ አገልግሎት ወይም የኢትዮጵያ ኤሌክትሪክ ዩቲሊቲ መለያ አርማ ሲሆን፤ ይህም የመብራት አገልግሎቶችህን የሚያከፋፍል የድርጅት አካል ነው።

ከላይ በምስሉ ላይ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ምስል ቀርጾ ለማሳየት የተነሳ ፎቶግራፍ ሲሆን በዚህ ፎቶ ላይም አንድ አባት ከአንድት ሴት ጋር ተቀምጠው ትምህርት እየሰጧት በሚመስል መልኩ እናያለን። ይህም ያሉበት ገዳም ሲሆን ከፍ ባለ ቦታ የተሰራ ከዋሻ ተቆርቁሮ የተሰራ ገዳም መሆኑን እንመለከታለን።

ከላይ በምስሉ ላይ የምንመለከተው ከአፈር ውስጥ የሚበቅለው የእፅዋት አይነት ውስጥ አንዱ የሆነው ካሮትን ሲሆን በምስሉ ላይ እንደምንመለከተው ከመሬት ውስጥ ተቆፍረው የወጡ ብዙ የካሮት ምርቶችን እንመለከታለን።

ከላይ በምስሉ ላይ የምንመለከተው የፍራፍሬ አይነት ሲሆን ይህም የፍራፍሬ አይነት እንጆሪ ወይም ደግሞ በእንግሊዝኛ አጠራሩ ስትራውበሪ በመባል የምናውቀው የፍራፍሬ ነው ይህም በጣም የተለየ ጣዕም ያለው ጣፋጭነት የያዘ የፍራፍሬ አይነት ነው።

ከላይ በምስሉ ላይ የሚመለከተው ከጌታ ጌት አይነቶች ውስጥ አንዱ የሆነው የአንገት ሲሆን በምስሉ ላይ የምንመለከተው የሴት አንገት ሀብል ነው። የወርቃማ ቀለም ያለው ለየት ያለ የፊትለፊት ዲዛይን ያለው አንገት ሀብልን እንመለከታለን።

ከላይ በምስሉ ላይ የምንመለከተው የጋዜጣ ወይም የመጽሔት አይነት ሪፖርተር ጋዜጣ በመባል የሚታወቀው ሁልጊዜ እሑድ እሑድ አዳዲስ መረጃዎችን ለህዝቡ የሚያደርሰው ሪፖርተር ጋዜጣን ሲሆን ይህም አዳዲስ መረጃዎችን ወቅታዊ ሁኔታዎችን ለህዝቡ በማድረስ እናውቀዋለን።

ከላይ በምስሉ ላይ የምንመለከታቸው የተለያዩ የዱቄት ወተቶች ሲሆኑ ይህም ለህፃን ልጆች ከዛም ውጭ ትላልቅ ሰዎችም የሚጠቀሟቸው የወተት አይነቶች ናቸው ። በምስሉ ላይም ተደርድረው የምናያቸው ብዙ ዓይነት አማራጭ ያላቸው የዱቄት የወተት አይነቶች ናቸው ።

በምስሉ ላይ የምንመለከተው አንድ የገበያ ክፍል ሲሆን በዚህም የገበያ ክፍል ውስጥ የተለያዩ ቅመማቅመሞች የሚሸጡበትን ክፍል እንመለከታለን። ከሚሸጥባቸው ቦታዎች በተጨማሪም ሰዎች በቦታው ላይ እየተንቀሳቀሱ በምስሉ ላይ እንመለከታለን።

በምስሉ ላይ የምንመለከተው የመጓጓዣ አይነት ሲሆን፤ ይህም ሃገር ሃገር አቋርጦ የሚመላለስ መጓጓዣ ወይም ባስ ነው። ከላይ በምስሉ ላይም የምንመለከተው ሰላም ባስ በመባል የሚታወቀው ህዝብን ከሃገር ሃገር የሚያጓጉዘው የመጓጓዣ አይነት ነው።

ከላይ በምስሉ ላይ የምንመለከታቸው አንድ በጉዞ ወይም በስደት ላይ ያሉ ሰዎችን ሲሆኑ እነዚህም ሰዎች በርሃ ላይ እየተራመዱ አንዳንዶቹ ድግሞ ባዶ እጃቸውን ። የተወሰኑት ድግሞ የተወሰነ እቃ ይዘው እንመላከታለን።

ከላይ በምስሉ ላይ የምንመለከተው የፕሪንተር ማሽን ሲሆን፤ ይህም የኤለክትሮኒክስ አይነት ሆኖ አንድን ወረቀት ስንሰጠው ወይም ፕሪንት ማድረግ ስንፈልግ ራሱን በምስሉ ላይ የምናየው አይነት ምስሎችን ወረቀቶች ላይ ኮፒ አድርጎ ወይም ፕሪንት አድርጎ ለመስጠት የሚያገለግል መሳሪያ ነው።

ከላይ የምንመለከተው ራውተር ወይም ደግሞ የዋይፋይ ማከፋፈያ ሲሆን ይህም ተንቀሳቃሽ የሆነ በቻርጅ የሚሠራ ኢንተርኔትን ወደ ሁሉም ሰው ሞባይል በአካባቢው ያለሰው ካለ ማዳረስ የተንቀሳቃሽ የኤሌክትሮኒክስ መሳሪያ ነው።

ከላይ በምስሉ ላይ የምንመለከተው አንድ ሰፋ ያለ የአበባ ምስል ሳሮች ያሉበት ቦታ ላይ አንድ አህያ ቆሞ እንመለከታለን ከእሱ በተጨማሪ በአካባቢ ው ቢጫ አደይ አበባን የሚመስል እጅግ የሚያምር ገጽታ የተላበሰ ተራራማ አካባቢ እንመለከታለን።

ከላይ በምስሉ ላይ የምንመለከተው መለያ ወይም ሎጎ የአማራ ብሄራዊ ንቅናቄ ወይም አብን በመባልየሚታወቀው የአማራ ህዝብ ታርቲ ሲሆን፤ ይህም እላዩ ላይ ጋሻ የሚመስል አርማ ያለው እንዲሁም ሌሎች የአማራ ምልክት እና ከዚህም በተጨማሪ አረንጓደ ቢጫ ቀይ ምልክቶች ያሉበት አርማ ነው።